የወባ በሽታ መከላከልና መቆጣጠር በኢትዮጵያ ለህፃናት ሞት ከሆኑ በሽታዎች ውስጥ አንዱ ነው ከተለያዩ ፕሮግራሞች ውስጥ አንዱ ነው በተለያዩ መረቦችን በማከፋፈል በነጻና በመያዝ የህፃናትን ህይወት መታደግ ይቻላል።

ኩፍኝ እጅግ በጣም አስከፊ የቫይረስ በሽታ ነው። በቆዳ ላይ በሚወጣ ሽፍታ የሚታወቅ ሲሆን በተለይም ህጻናትን ያጠቃል። በክትባት መከላከል የሚቻል ቢሆንም በየጊዜው ወረርሺኝ ይከሰታል።

የህጻናት ጠርሙስ መበስበስ ህጻናትን ወተት ወይንም ጭማቂ በያዘ ጠርሙስ ይዘዉ እንዲተኙ መፍቀድ የጥርስ መበስበስን ያባብሳል። ይህ በኢትዮጵያ ዉስጥ የህጻናትን ጥርስ አጥፊ ከሆኑ ምክንያቶች አንዱ ነዉ።

የአስገድዶ መድፈር ክሊኒኮች በፆታዊ ጥቃት ለተጎጂዎች የህክምና ፣የፓሊስ ፣የህግ እና የስነልቦና ድጋፍን በአንድ ቦታ ሰብስበው የሚሰጡ የተዋቀሩ ማዕከላት ናቸው።

የአይን ሀኪም የአይን ጤናን የሚመለከቱ ባለሞያዎች ናቸው። ፓርታሞሎጂስቶኛንና ልዩ የአይን ቀዶ ጥገና ሀኪሞችን ጨምሮ

የክትባት ፖሊሲ ለህፃናት እና ለታዳጊዎች አስፈላጊ የሆኑ ክትባቶችን በሀገር አቀፍ ደረጃ በነፃ እና ፍትሀዊ በሆነ መልኩ ለማዳረስ የሚያስችል መመሪያ ነው። ለህፃናት ህመም መከላከል ትልቅ አስተዋጽኦ አለው።

የኦብሰሲብ ኮምፐልሲብ ዲስ ኦርደር አንድ ሰው የማይፈልገው ነገር ግን ደጋግሞ የሚመጣውን ሀሳብ እና ያንን ሀሳብ ለማስወገድ ደጋግሞ የሚያደርገው ድርጊት ነው። ለምሳሌ ደጋግሞ እጅ መታጠብ አይነት።

የእውቀት እጥረት እና የተሳሳተ ግንዛቤ የእውቀት እጥረት እና የተሳሳተ ግንዛቤ ብዙ ኢትዮጵያውያን የጥርስ ጤናን እንደ ቅንጦት ወይም ሁለተኛ ደረጃ ጉዳይ አድርገው ይወስዱታል። የጥርስ ህመም ሲከሰት እንጂ ለመከላከል መደበኛ አርገው አይወስዱትም።

የአንጀት ላይ ታላትሎች በዋናነት በአፈርና በንጽህና ጉድለት ምክንያት የሚተላለፉ ሲሆን በአብዛኛው የኢትዮጵያ የማህበረሰብ ውስጥ ይገኛሉ። የአመጋገብ ሁኔታን በማበላሸት በተለይም በህጻናት ላይ የደመ እድገት መዘግየትን ያስከትላል።

የክትባትና ክትባቶችን በተወሰነ የሙቀት መጠን ውስጥ የሚያገለግሉ መሳሪያ ነው በኢትዮጵያ በተለይም በሩቅ የጤናዎች ውስጥ የኤሌክትሪክ ላለባቸው ቦታዎች ያስፈልጋሉ

የተመጣጠነ ምግብ ስትራቴጂ በተለይ በህጻናትና እናቶች ላይ የሚከሰተውን የእድገትና የምግብ እጥረት ለመቀነስ ያለመ ነው ትክክለኛ የአመጋገብ ልማዶችን ማስተማርና ምግቦችን ማበልፀግዋና ዓላማ ነው።

አጠቃላይ ጭንቀት ጭንቀት 6 ወር በላይ የሚቆይ በተለያዩ ነገሮች የሚፈጠር የጭንቀት ስሜት ነው። የተለያዩ አካላዊ ምልክቶች ያሉት የጡንቻ መወጠር የልብ መጨነቅና የእንቅልፍ ችግር ይገኙበታል።

የእሴቶች የመራቢ አካላት ኢንፌክሽኖች ነዚህም በጾታዊ ግንኙነት የሚተላለፉ ኢንፌክሽኖች በሕክም እና ሄዴት የሚመጡ ኢንፌክሽኖች እና በውስጣዊ የጾት አካላት ላይ የሚከሰቱ ኢንፌክሽኖችን ያካትታሉ።

ኢንሱሊን ኢንሱሊን ለስኳር በሽታ ህክምና የሚያገለግል ሆርሞን ሲሆን፤ በተለይም አይነት አንዲ የስኳር በሽታ ያለባቸው ሰዎች መውሰድ ያለባቸሁ የኢትዮጵያ የስኳር በሽታዊ እየጨመረ በመምጣቱ ኢንሱሊን በዋና ዋና ሆስፒታሎች ይገኛል።

ለአካባቢ የሕፃናት ሕጤና ማህበራት በጤና ኤክስቴንሽን ባለሙያዎች የሚመሩ ሲሆን የሕፃናት ክትባ ትሽፋን እንዲጨምር በንጽህና አጠባበቅ እንዲሻሻል እና የእናት እና ሕፃን ጤና አገልግሎቶች በአካባቢው ተድራሽ እንደሁን የሚያደርግ የማህበረ ሰባ ድረጃጅት ነው፡፡